የወላጆች ትምህርት ወላጆችና ተንከባካቤዎች ስለ ህጻናት ጤና አጠባበቅ በሽታዎችን ስለመለየትና የዕድገት መዕራፎችን ስለመደገፍ ስልጠና እንዲያገኙ ይረዳል። ወላጅነትን ቀላል ያደርጋል።

አነስተኛ ንግዶች ለአነስተኛ እና ጥቃቅን ኢንተርፕራይዞች ከትላልቅ ኩባንያዎች ጋር እኩል የመወዳደር እድል ይሰጣል። ይህም የፈጠራ ስራዎችን በማበረታታት የአካባቢ ኢኮኖሚን ይደግፋል።

ታካሚን ማስተማር ታካሚዎች ስለ በሽታቸው ስለሚወስዱት መድሃኒትና ስለሚጠበቅባቸው ሂደት በግልጽ እንዲረዱ ያስተምራሉ የታካሚውን በተግበራ ላይ ተሳትፎ ያሳድጋል።

የዘላቂ ትምህርት ባህል የመማር ሂደት በይወት ዘመን ሁሉ የሚዘልቅ መሆኑን ለማስተማር ተማሪዎችን ያዘጋጃል። ማሻሻያ እና የዕድገት መሠረት ይጥላል።

የመረጃ ማንበብና መጻፍ ከብዙ የመረጃ ምንጮች ውስጥ ትክክለኛውና አስፈላጊውን መረጃ የመለየት ችሎታን ያዳብራሉ ድርጅታል ዘመን ተማሪዎች ወሳኝ ክህሎት ነው

የባህል ማዕከል ቤተ መጸሀፍት የአካባቢውን ባህል ታሪክ እና የጥበብ ስራዎችን ያቀርባል። የባህልና ተውስትን በማጎልበት የማበረሰቡን ማንነት እንዲጠናከር ያደርጋሉ።

ዲጂታል ካታሎጎች ምርቶችን በዝርዝር መግለጫ በፎቶግራፎች እና በቪዴዎች ያቀርባል ገዢዎች እቃውን በአካል ሳይነኩት ሁሉንም ዝርዝሮች በቅላሉ እንዲያዩት ያስችላቸዋል።

ዓለም አቀፍ ተወዳዳሪነት ተማሪዎች ዓለም አቀፍ ደረጃቸውን የጠበቀ ትምህርት እንዲያገኙ ይረዳል። ይህም በዓለም አቀፍ ደረጃ ተወዳዳሪ የሆኑ ባለምያዎችን በማፍራት የሀገርን ተስማሚነት ያሳድጋል።

የሽያጭ ሥርዓት ሱፐርማርኬቶች ዕቃዎች በአደረጃጀት የተደረደሩበት እና ደንበኞች እራሳቸው የሚያነሱበት የሽያጭ ሥርዓት አላቸው። ፈጣን የግብይት ፍሰት እንዲኖር ይረዳሉ።

የክፍያ ደህንነት ደህንነቱ የተጠበቀ የክፍያ አማራጮችን እንደ ካርድ ክፍያ ወይም የሞባይል ገንዘብ ያቀርባል ይህም የገንዘብ ግብይቶች አስተማማኝ እንዲሆኑ በማድረግ የተጠቃሚዎችን እምነት ያጎለብታል።

የበሽታ መከላከል በግብረ ስጋ ግንኙነት የሚተላለፉ በሽታዎችን እና የኤች አይቪ ስርጭት ለመከላከል ትምህርት እና የመከላከል ዘዴዎችን ያቀርባል። የኮንዶም አጠቃቀም እና መመርመርን ያበረታታል።

የንጽህ እና ልማድ የእግል እና የአካባቢ ንጽህና በአግባቡ መጠበቅ ስርጭትን ይከላከላል በተለይ ምጸዳጃ ቤትን ከጠቀምን በኋላ እና ምግብ ከማዘጋጀታችን በፊት እጅን በሳሞና መታጠብ ወሳኝ ነው፡፡